ኢትዮጵያ ውስጥ እንግዲህ ታዋቂ ከሆኑ ምግቦች አንዱ የሆነው የጥሬ ስጋ ምግብ በሚጥሚጣ የሚያሳይ ምግብ ነው። እንግዲህ በእርድ አንድ ነገር ከቀረበ በኋላ ሁሌም የሚበላ የምግብ ዓይነት ነው።